የፌዴራል መከላከያ ሰራዊት ተጠቃሽ ነዉ። ይህ የፌዴራል መከላከያ ሰራዊት የአገርን ዳር ድንበር በመጠበቅ በተለያዩ በከተሞች ሳይሆን በገጠማ የአገር ድንበርን ለማስጠበቅ ትልቅ ተጋድሎ የሚከፍል ትልቅ መከላከያ ሰራዊት ነዉ።

የጥርስ ህክምና እንግዲህ የተለያዩ ጥርስን በሚጠዘጥዘን ጊዜ የተለያዩ የአቮካዶ ፍሬዎችን ያስበሉሃል። ይህ እንግዲህ ከባህላዊ ህክምናዎች ውስጥ አንደኛው ነው።

አባወራ ከአንድ ቤተሰብ አባላት ውስጥ ሲሆን ይህ አባወራ ወንድዬ ወይም አባትየው ሲሆን በሚስቶችና በባባሎች ልጆች ሊወልዱ ይችላል ቤተሰብ ለመመስረት የህም ጎጆ ተብሎ ይጠራል በተለምዶ።

መንግስት የመኖሪያ ቤት አቅርቦት ለመፍታት የኮንዶሚኒየም መኖርያ ቤቶችን መገንባት እንዳለበት እና ይህ ለመኖሪያ ቤት እጥረት አዋጭ መፍትሄ እንደሆነ ቅሬታውን ለመንግስት ወይም ለአሚኮ አመልክቷል።

የስዕል ጥበብ፡- የስዕል ጥበብ አንድ ሰው በተለያዩ የብሩሽ ቀለሞችና አቡጃዲዎች ተጠቅሞ የሚሰራው የጥበብ አይነት ነው። ይህ ጥበብ እነ ሎሬት ጸጋዬ ገብረመድህን እስከ ዓለም ዝናን ያገኙበት ሙያ ነው።

ሃይሌ ሪዞርት እና ስፓ ፤ ይህ ስፓ ከሚሰጣቸው የመዋኛዎች እና የዋና አገልግሎቶች እና የሆቴል አገልግሎቶች እንግዲህ በኢትዮጵያ ፋይፍ ስታር ያለው ትልቁ መናፈሻ ሆቴል ነው።

አክሱም ሀዉልት ድንቅ የሆነ የስነ-ሕንፃ ዉበቱ የሚታወቅ እና በኢትዮጵያ በቀደምት ዘመናት የተሰራ ስነ-ሕንፃ ነዉ። ይህ ስነ-ሕንፃ በአሁኑ ሰዓት በትግራይ ጦርነት አማካኝነት ብዙ የቱሪስት መጠን እንደቀነሰ ይታወቃል።

የጋሪ መጓጓዣ የጋሪ መጓጓዣ እንደሚታወቀው በፈረስ አማካኝነት እና በቅሎም በአህያም ሊዘጋጅ የሚችል መጓጓዣ ነው። ይህ መጓጓዣ በገጠራማው አካባቢ የተለመደ መጓጓዣ ነው።

ፍየል ከቤት እንስሳት ውስጥ አንዷ ስቶን እንግዳ ፍየል በመሳሪትና ፈጣን ከቤተሰቦች ውስጥ ፈጣንና ምላሳም ተብላ ወይም አስቸጋሪ ተብላ ምትጠራ ነች ያገኘችውን ቅጠላቅጠል ሁላ ትበላለች።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ካሉት ክዋኔና ስራዎች መካከል አንዱ የጥምቀት ስርዓት ነው የጥምቀት ስነ-ስርአት ጥቅምት 11 የሚከበር ሲሆን ሁሉም ታቦታት በአንድ ላይ ተሰብስበው ሰውን ከጠመቁ በኋላ ወደ መቀመጫቸው ይመለሳሉ ማለት ነው።

ምጣድ ከቤት እቃዎች ውስጥ አንዱ ሲሆን ይህ ምጣድ በሸክላ ባለሙያዎች የሚዘጋጅ የቤት እቃ ሲሆን እንጀራና ዳቦ ለመጋገር የሚያገለግል ተሰባሪ የቤት ዕቃ ነው።

የቅኔ ትምህርት፦ ይህ የቅኔ የትምህርት የሚወሰደው በኢትዮጵያ ኦርቶዶክስ ቤተክርስቲያን ማገልገያ ይሆናል። ግእዝ ትምህርት ለመማርና የተለያዩ ዘየወችን በቅኔ ለማውራት የሚወሰድ የትምህርት አይነት ነው ምናልባትም ከ 3 አመት በላይ ሊወስድ ይችላል ይህን ትምህርት ለመጨረስ።

ዶክተር ስለሽ አጠቃላይ የላብራቶሪ ህክምና አገልግሎት ይህ የህክምና አገልግሎት በባህርዳር ከተማ ዉስጥ የሚገኝ ሲሆን አጠቃላይ የላብራቶሪ ምርመራዎችን ይሰጣል።

የወይን መጠጥ የወይን የሚዘጋጅ ከወይን ፍሬ ሲሆን ባላማባከን መስራትና ባግባቡ ከተቀመጠ ከአንድ ሺ ዓመታት በላይ መቆየት የሚችል ድንቅ የሆነ መጠጥ ነው አስካሪ መጠጥ ጭምር ነው ይህ የወይን መጠጥ በፋብሪካዎች ቀንባብሮ ነው የሚዘጋጀው ::

ዶክተር ዘነበ የጥርስ ህክምና ክሊኒክ ይህ ዶክተር ዘነበ የጥርስ ህክምና ክሊኒክ የሚሰጣቸዉ አገልግሎቶች መካከል የተቦረቦሩ ጥርሶችን ሙሌት ሙሌት ያደርጋል፤ እና የብሬስ ማሰር አገልግሎት እና የጥርስ እጥበት አገልግሎቶ የሚሰጥ በጥርስ ስፔሻሊት ባደረጉ የጥርስ ህክምና ክሊኒክ ነዉ።

የአብነት ትምህርት እንግዲህ በትላልቅ አባቶች የሚሰጥ ትምህርት ነው ። እሱም ብዙ ጊዜ በቤተክርስቲያኖች የሚሰጥ ትምህርት ነው መንፈሳዊ የሆኑ ሰዎች ብዙውን ሰአት የአብነት ትምህርት ይቀበላሉ ትላልቅ አባቶች እና የሀይማኖት አባቶች ።

የታኬታ ጫማዎች በዘመናዊ ዲዛይናቸው፣ በጥንካሬያቸውና በአገር ውስጥ የተመረተ ጥራት ያለው ቆዳ በመጠቀማቸው ተወዳጅነትን አትርፈዋል።

የምህንድስና ትምህርት ይህ በዚህ ትምህርት አንድ ሰው ተመርቆ ከወጣ በኋላ የተለያዩ ህንፃዎችን እና የተለያዩ ድልዮችን የሚሰሩ ባለሙያዎች ናቸው። እነዚህ ባለሙያዎች በተለያዩ ጊቢዎች ተመርቀው ሊወጡ ይችላሉ ።

ቴሌቪዥን ከቤት እቃዎች ውስጥ አንደኛው ሲሆን ቴሌቪዥን ከሚሰራበት በ ቫኪውም ትዩብ አማካኝነት የቤት እቃ ነው ። ይህ የቤት እቃ የአንድ ቤተሰብ አባላት አንድ ቲቪ በቂ ነው።

እናት ፖለቲካ ፖርቲ ከኢዜማ ቀጥሎ ተቀባይነትን ያገኘ ፓርቲ ነው።

እዚህ ጋር መቆም ክልክል ነዉ⚠️ እነዚህ ማስታወቂያ የሚፃፉት አብዛኛዉን ጊዜ እዚያ መቆም አደጋ ሊያስከትሉ የሚችል የተለያዩ ችግሮች እንዳይፈጠሩ ታስቦ በተለይም በቤተመንግስት አካባቢ እና በተለያዩ ቦታዎች የሚለጠፉ ማስታወቂያዎት ናቸዉ።

ፍቅር እስከ መቃብር በዶክተር አዲስ አለማየሁ የተደረሰ መቼቱን በጎጃም ላይ ያደረገ መጽሃፍ ነው። ይህ መጽሃፍ በኢትዮጵያ በጣም ተወዳጅነትን ካተረፉ ልቦለዶች ማዕከል አንደኛው ነው።

ቆዳ ጫማ ፋብሪካ ይህ ጫማ ፋብሪካ ከሚሰጣቸው አገልግሎቶች መካከል የተለያዩ የቆዳ ምርት የሆኑ የጫማ ፋብሪካዎችን በማምረት ለገቢያ የሚውል የጫማ ፋብሪካ ነው ። ይህ የጫማ ፋብሪካ ከሀዋሳ ኢንዱስትሪ ፖርክ ውስጥ ይገኛል ።

ተሽከርካሪ ባለስልጣን ወይም በቢሮ ውስጥ የሚቀመጡበት ወንበር ነው ከሌሎች ለየት የሚያደርገው ተቀምጠው ለመንቀሳቀሰ ይሆናል ይሄ ወንበር።

ኩሪፍቶ ሪዞርትና እስፓ ይህ ከባህር ዳር ጣና ዳር የተሰራ ዘመናዊ ሆቴል እና እስፓ ነው። ይህ መናፈሻ እንግዲህ በውስጡ ከመቶ በላይ መኝታ ቤቶች አሉት መናፈ...

የፕሮቲን ምግቦች እነዚህ የፕሮቲን ምግቦች ለሰውነት ተስማሚ የሆኑ እና በሱፐርማርኬት ዉስጥ በቀላሉ ልናገኛቸው የምንችላቸው የፕሮቲን ምርቶች ናቸው። እነዚህ የፕሮቲን ምርቶች ለሰዉነት ተስማሚ የሆኑ ምርቶች ናቸው።

ዝሆን ከግዙፍ እንስሳቶች ውስጥ አንደኛው ሲሆን ይህ ዝሆን እንግዲህ በጫካ በተለይ በአፍሪካ በኢስት አፍሪካ ታዋቂ የሆነ የዱር እንስሳ ነው ።

ዲናሞ ከኤሌክትሮኒክስ መሳሪያዎች አንድ ሲሆን ይህ ዲናሞ ለተለያዩ ማሽኖች ዋና ማዞሪያነት እና ለዋና ሞተር ሆኖ ያገለግላል። ለምሳሌ ለ ሬዲዮ ፣ለቴሌቪዥንና ለተለያዩ መኪናዎች ይህ ዲናሞ ወሳኝ ነው።

የደቡብ ብሔር ብሔረሰቦች የራሳቸው የሆነ የባንዲራ ምልክት አላቸው። ይህ በሰማያዊ በነጭ ያሸበረቀ ባንዴራ እና በመሃል ላይ ያለች የጎጆ ምልክት አለች። የማህበረሰቡን አኗኗር የምትገልጽ ባንዲራ ነች።

በኩር ጋዜጣ በአማራ ሚድያ ኮርፖሬሽን ተዘጋጅታ በየሳምንቱ ለብረተሰቡ የምትደርስ ጋዜጣ ነች ይቺ ጋዜጣ ተወዳጅና ተመራጭ ጋዜጣ ነች።

የአክሱም ስነ ህንፃ ግንባታ የአክሱም ስነ ህንፃ ግንባታ ከአንድ ወጣት የተፈረፈ እና ድንቅ መሆኑን ጌጣጌጥና ዲዛይኖች የተሰራ በውስጥም እቤት አለው ተብሎ የሚታሰብ ይህ የአክሱም ስነ ህንፃ ግንባታ ነው ።

ፖለቲካ በሀገር ወይም በክልል ውስጥ ሥልጣንን የማግኘት፣ የመጠቀምና የማስጠበቅ እንዲሁም የህዝብን ጉዳዮች የማስተዳደር ሂደት ነው።

አፄ ዘረ-ያዕቆብ በጥንት ዘመን የነበሩ እና ቤተ-ክርስቲያንን ያስዋቡ የኢትዮጵያ ሲሆኑ እና እነዚህ መሪ የሚታወቁ ንጉሰ ነገስት ተብሎ በሚታወቀው ታላቅ ንጉስ ነበሩ። እነዚህ የኦርቶዶክስ እምነት ተከታይ ነበሩ።

የስነ ውበት ትምህርት ይህ የስነ ውበት ትምህርት ማለት ከህጻናት ጀምሮ እስከ አዋቂዎች የሚማሩት የትምህርት መስክ ነው።

የቁንጮ ፀጉር አሰራር የቁንጮ ፀጉር አሰራር የኋላኛውን የፀጉር ፓርት ብቻ በመተው የህጻናት በአብዛኛው ጊዜ የሚቆረጧት አይነት የፀጉር ቁርጥ ነው። ይህም በኢትዮጵያ ልክ እንደ ባህል ነው።

እድር እንግዲህ ሰዎች ማህበረሰብ በመፍጠር የተለያዩ ችግሮችን መጋራት ኀዘኖችን ደስታዎችን በአንድ ላይ አድርጎ ለማሳለፍ የሚጠቀሙበት ማህበረሰብ ነው። እንግዲህ እድር

የትምህርት ቤት መሰረተ ልማት አገልግሎት እነዚህ መሰረተ ልማት አገልግሎቶች በግለሰብ አማካኝነት ወይም በመንግስት አማካኝነት ሊደረጉ የሚችሉ የመሰረተ ሁሉምልማት አገልግሎቶች ናቸዉ። እነዚህ በእኩልነት እና በፍትሃዊነት ለሁሉም ማህበረሰብ መሰራጨት አለባቸዉ።

የሽመና ስራ :-ከሽመና ስራዎች መካከል ደግሞ የብረታ ብረት ስራ ተጠቃሽ ነዉ። በብረታ ብረት ስራ የተለያዩ የመቆፈሪያ ማሽኖች እና የተለያዩ ለእርሻ የሚሆኑ ይሰሩበታል።

የሰሜን ተራሮች ብሔራዊ ፓርክ ውብ ከሆኑ የኢትዮጵያ የተፈጥሮ አካባቢዎች አንደኛው ሲሆን ይህ ቦታ በተለያዩ ደኖችና በተለያዩ እንስሳቶች ያሸበረቀ ብሔራዊ ፓርክ ነው።

አካፋ አካፋ፦ ከመቆፈሪያ መሳሪያዎች ውስጥ አንዱ ሲሆን ይህ አካፋ ለተለያዩ መሬቶችን ለመቆፈር እና አፈርን ለመሰብሰብ የሚውል መሳሪያ ነው። ይህ መሳሪያ ከብረታብረት እና ከእንጨቶች ይዘጋጃል።

የትግራይ ክልል ከሌሎች ክልሎች የተለየ ድንቅ የሆነ የቀደምት አክሱም እንዲሁም ድንቅ የሆነ የስነ ህንጻ ውበቶች አሏቸው ከነዛም መካከል የአክሱም ሀውልት ተጠቃሽ ነው።

የሱሪ ፋሽን እጀጠባብ የሚባለው ወደ ተለያዩ የፋሽን አልባሳት እየተቀየረ ነው። ይህም የኢትዮጵያን የፋሽን ኢንደስትሪ ከማንቃት አኳያ ጉልህ ሚና አለው።

የዘንባባ እጽዋት፦ የዘንባባ እጽዋት በዚህ በባህር ዳር በጣም አሪፍ የሆነ እጽዋት አይነት ሲሆን ይህ ከተማ ውበትና ድምቀት ድንቅ የሆነ እጽዋት ነው። ሙቀት የሚችል ነው።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አርማ ምልክት አላት። ከነዛ መካከል የአርማው ዋና መገለጫዎች ውስጥ ሁለት መልአክ በግራና በቀኝ ቁመው ያሳያል ይህም ቤተክርስቲያኗን ለመግለጽ የተጠቀሙበት አርማ ነው።

ዶብተር ከፅህፈት መሳሪያዎች መካከል አንደኛው ሲሆን ደብተር ለተማሪዎች እና በአብዛኛው ለተማሪዎች ማስታወሻዎችን ለመያዝ የሚያገለግል የጽፈት መሳሪያ ነው። ይህ ደብተር ከእፅዋት ነው የሚዘጋጀው።

ማስታወቂያ የዶክተር ክንድየ የጥርስ ህክምና ክሊኒክ በአማራ ብሔራዊ መንግስት በባህር ዳር ዋና ከተማዋ የሚገኝ ሲሆን ይህ የጥርስ ህክምና ክሊኒክ እንቁ በሆኑ ዶክተሮች እና ስፔሻላይዝ ባደረጉ ዶክተሮች የተለያዩ የጥርስ መቦርቦርን እና መሸርሸር የሚከላከል የጤና ተቋም የገነባ ተቋም ነው።

የቅቤ ጭቃ ተብሎ የሚጠራው በአብዛኛው በተለምዶ ይህ ጭቃ እንግዲህ ወይም ደግሞ ይህ ቅባት ሴት ልጅ አገረዶች ፀጉራቸውን ካፈጠሩ በኋላ ፀጉራቸውን እንዳይሰጥ የሚቀቡት የቅባት አይነት ነው።

ባህርዳር አካባቢ እንግዲህ ያለው ጣና አንድ ተፈጥሮ ነው። እሱም በጣም ማራኪ እና ሳቢ ነው። እንዲሁም አሁን በዚህ ሰሞኑን በአለው የኮሊደር ልማት ተያይዞ በጣም ሳቢ የሆነ ቦታ ነው የባህር ዳር ጣና አካባቢ

የህብረተሰብ ትምህርት የህብረተሰብ ትምህርት እንግዲህ የተለያዩ የምድር አቀማመጥ መሬት ላይ ያሉ ጂኦግራፊ እና ያጠቃላይ የመሬትን አቀማመጥ የምናጠናበት የማህበረሰብ ክፍል የምናጠናበት የትምህርት መስክ ነው።

የትወና ጥበብ፦ የትወና ጥበብ እንግድህ አንድ ሰው በተፈጥሮ ሊካለው የሚችለው ወይም በብዙ ልምምድ ሊካነው የሚችለው ጥበብ ነው። ይህ ጥበብ የተለያዩ ሁኔታዎችን ድርጊቶችን እውነት አስመስሎ የማቅረብ ሂደት ነው።

ማስቴ ቡና ቤት እንግዲህ በዚህ በባህር ዳር በቀበሌ አስር የሚገኝ ቡና ቤት ነው ። እሱም በጣም ጠቃሚ ቡና ቤት ነች ። እንዲሁም ብዙ ሰዎች የሚጠቀሙበት ጣፋጭ የሆነ ቡና ነው የምትሰራው ማስቴ ቡና ቤት እንግዲህ ኑ ተጠቀሙ እንላለን ።

የማር ንግድ እንግዲህ አዋጭ የሆነ የማር ንግድ አንዱ ነው። ይህ የማር ንግድ አንደ በንቦች አማካኝነት በዘመናዊም በባህላዊም መልኩ ሊመረት የሚችል የንግድ አይነት ነው ወይም የግብርና ምርትም ጭምር ነው።

የካቶሊክ ቤተክርስቲያን እንግዲህ እንደሚታወቀው ከኦርቶዶክስ ጋር ብዙ የሚጋራቸው ባህሪያቶች አሉ ፤ከነዛ መካከል ከበሮች ያቆማል እና ፅናቶች አንድ አይነት መሳሪያ ይጠቀማሉ።

የአገዳ ንግድ ምርት በቀላሉ ልንጀምረው የምንችል በስምንት መቶ ብር ልንጀምረው የምንችል የንግድ ምርት ነው ይህ የንግድ ምርት ከጋበሬው ማሳ በማቅረብ ለተጠቃሚዎች ቀጥታ በማከፋፈል የሚሠራ ስራ ነው።

አናናስ አናናስ እንግዲህ እንደሚታወቀው ለተለያዩ የጁስ መሟቂ አናናስ ሲጨመቅ ቢጫ አይነት ከለር አለው ይህም ለኢነሮጂ እና ለተለያዩ አነቃቂ ለሆነ መጠጦች ወሳኝነት አለው።

መንግስቱ ኃይለማርያም የኢትዮጵያ በመጀመሪያ የወታደር መሪ ስነ ስርዓት ሲሆኑ ይህ መሪ በኢህአዴግ ተሸንፎ ኢትዮጵያን ለቀው አሁን በዙምባቡዌ ይገኛሉ በአሳዛኝ ሁኔታ ።

ንቅሳት አንዱ እናቶቻችን ከሚያደርጉት ጌጣጌጦች ውስጥ አንዱ ሲሆን ይህ ጌጣጌጥ ከፊታችን በመነቀስ ውብ ሆኖ ለመታየት ያደርጋሉ ይህን በሚነቀሱበት በመርፌ ነው ።

ቤተ ጊዮርጊስ ይህ ቤተ ጊዮርጊስ ውብ ከሆኑ ከኢትዮጵያ ስነህንጻ ግንባታዎች መካከል አንደኛው ሲሆን ይህ ቤተ ጊዮርጊስ ከሌላ ከ7ቱ ቤቶች ልዩና ድንቅ የሆነ የቅዱስ ላሊበላ ቤተክርስቲያን ውስጥ አንዱ ነው።

ሚኒሻ ተጠቃሽ ናቸዉ። እንደዚህ ህግ አስከባሪ ሚኒሻዎች በዞን ደረጃ ይሁን በወረዳ ደረጃ የሚቀጠሩ ህግ አስከባሪዎች ሲሆኑ ትዛዛቸዉ የሚቀበሉት ከዞን ወይም ከወረዳ ኃይሎች ሊሆን ይችላ።

በየአይነቱ ምግብ በየአይነት ምግብ የሚዘጋጀው ከተለያዩ የምግብ አስተዋጾዎች ላይ በመዋሀድ የሚፈጥሩት የምግብ ዓይነት በየአይነት ይባላል። ይህ ለምሳሌ ሽሮ ጎመን እና ፖስታ በአንድ ላይ ሆኖ በየአይነት መስራት ይችላሉ።

ዶክተር አብይ አህመድ በባህርዳር እየተደረገ ያለውን የኮሪደር ልማት በሚጐበኙበት ወቅት ይህ ለባህርዳር ውበት እንደሰጣትና ለሁለት ዓመታትም ጠንክሬ እንሰራበታለን ሲሉ ተናግረዋል ። ይህን የተናገሩት ለአማራ ሚዲያ ኮርፖሬሽን ነው ።

የኮንደሚኒየም መኖሪያ ቤት የኮንደሚኒየም መኖሪያ ቤት ለጋራ መኖሪያ ቤት የሚሰሩ መኖሪያ ቤቶች ሲሆኑ ምናልባትም ከ20ና30 በላይ ሰዎች አባዎራዎች የመኖሪያ ቤት አቀበት ሊፈታ ይችላል።

ወፍጮ፦ ወፍጮ የማሽን አይነት ሲሆን ይህ የማሽን አይነት የተለያዩ እህሎችን በመፍጨት፥ የተለያዩ ጥራጥሬዎችን በመፍጨት የሰውን ኑሮ የሚያቀል የማሽን አይነት ነው ይህ የማሽን ዓይነት በተለይ ደግሞ በገጠር አካባቢዎች ሰዎችን እያገዘ ይገኛል።

የኮሮና ቫይረስን ለመከላከል መንግስት የተለያዩ ማዕቀቦችን እየጣለ ነው ።ከነዛ ማዕቀቦች መካከል ማህበረሰቡ ከቤት እንዳይወጡ እያደረገ ይገኛል ።ይህ የአማራ ሚድያ ኮርፖሬሽን ነው ።የሚቀርብላቹ ከቀኑ ስድስት ሰዓት ላይ ነው ።

ሽፍን ጫማ ወይም ደግሞ ቶርሽን ጫማዎች ተጠቃሽ ሲሆኑ እነዚህ ቶርሽን ጫማዎች ከተለያዩ የጨርቅ ምርቶች የሚመረቱ የጫማ ምርቶች ሲሆኑ እነዚህ የጫማ ምርቶች ለእግር ቅለት ምቹ ናቸው።

መርከብ እንግዲህ ከተሽከርካሪዎች ውስጥ አንደኛው ነው። መርከብ በባህር ለሚደረጉ ጉዞዎች ላይ ወሳኝ የሆነ የመጓጓዣ ነው።

እስክርቢቶ ከፅህፈት መሳሪያዎች ዉስጥ አንዱ ሲሆን እስክርቢቶ በዘመናዊ ፋብሪካዎች ተቀነባብሮ የሚወጣ ቀለማትን በማዋሀድ ደብተር ላይ ወይም የተለያዩ ነገሮች ላይ ለመፃፊያነት የሚዉል የፅህፈት መሳሪያ ነዉ።

የመኖርያቤት መሰረተልማት አገልግሎት ከዋነኛ መሰረተልማት አገልግሎቶች አንደኛው ሲሆን ይህንንም ለመድረግ መንግስት የተለያዩ ማህበራትንና የተለያዩ ድርጅቶችን እያቋቋመ ይገኛል። እና እያበረታታም ላይ ይገኛል። ከነዛ መካከል ሀያት ኮንዶሚንዬም ሪልስቴት ህንፃ ገንቢ ድርጅት አንዱ ነው።

ሰሞኑን ወደ እየሩሳሌም ጉዞ ይደረጋል እንግዲህ የጌታችን የመድሃኒታችን እየሱስ ክርስቶስ የልደት በአል ከተለያዩ ሃገሮች ወደ እየሩሳሌም ለማክበር ጉዞ ይደረጋሉ ጉዞውን እንግዲህ የተለያዩ መስህቦችን ለማየት እንጠቀምበታለን።

በአጼ ኃይለሥላሴ ዘመን የኢትዮጵያ ባንዲራ ከመሀሉ የአንበሳ ምልክት አለው የአንበሳ ምልክት የተደረገበት ምክንያት የንጉሠ ነገሥት ኃይለኛና ጀግንነቱን ማመልከት ነው።

ስቅለት ተጠቃሽ ነው። ስቅለት እንግዲህ ከፋሲካ ማግስት አርብ እለት የሚካሄድ ክብረ በዓል ሲሆን ይህ ክብረበዓል ጌታችን መድኃኒታችን ኢየሱስ ክርስቶስ መሰቀሉን አስመልክቶ የሚከበር በዓል ነው እና በዚህ ባህል የተለያዩ ዳቦዎችና የተለያዩ ነገሮች ይቀርባሉ።

ካምፖች ለጊዜያዊ መኖሪያነት የሚሰሩ መኖሪያ ካምፖች ናቸው እነዚህ ካምፖች እንግዲህ አንድ ሰው ተሰዶ በሚሄድበት ወቅት ለጊዜው ማረፊያነት ተብለው የሚሰሩ በተለያዩ በሸራዎች የሚሰሩ መኖሪያ ቤቶች ናቸው።

አንድ ማህበረሰብ እራሱን በተለያየ መንገድ ሊያስጌጥ ይችላል ከነዚያ መካከል ጆሮ ጌጦችን በመጠቀም የሚያስጌጡ እና ጆሮአቸውን በመበሳት የሚያስጌጡ የማህበረሰብ ክፍሎች አሉ እና ይህ ከጎጂ ባህላዊ ድርጊቶች መካከል አንዱ ነው።

ካሰች ቡና ቤት ካሰች ቡና ቤት የምትገኘው በባህርዳር ዩኒቨርስቲ ውስጥ ሲሆን ይህ ለተማሪዎች ቀልጣፋ የሆነ የቡና አገልግሎት የምታፈላ ሴት ነች። ይቺ ቡና በዋጋዋ ከሌላ ቡና ቤቶች ለየት የሚያደርጋት በ10 ብር ነው ቡና የምታፈላ።

ብራስሌቶች ከነዚህ ከጌጣጌጦች ተጠቃሽ ናቸው ብራስሌቶች የሚዘጋጁት ከተለያዩ ብረትና ወርቅ ጌጦች ሊዘጋጁ ይችላሉ ያው ወርቅና ግጦች ለሴት ልጃገረዶች በተለይ በጣም ለመዋቢያነት ያገለግላል።

የሚም ዕፅዋት እንግዲህ የሚም ዕፅዋት በየቦታው ሊበቅል የሚችል ትንሽ እንትን አለውና ዝም ብሎ ማረግ አብዛኛውን ጊዜ ተመራጭ የሆነ ዕፅዋት ነው። ለአጥር መጠበቂያነትም ይውላል።

የቼዝ ስፖርት ተጠቃሽ ነው። የቼዝ ስፖርት በሁለት ሰዎች የሚደረግ በኩይንና ቢሾፕ ምናምን ያሉት ነው ።ይህም የዳማ የጠጠሮች ስም ነው። በጣም ጭንቅላትን የሚጠይቅ የስፖርት ዓይነት ነው።

እንደዘገበው ከሆነ በተለያዩ አካባቢዎች የጎርፍ አደጋ እየተከሰተ ይገኛል። ይህንን በማድረግ የቦይ ተፋሰስ ልማቶችን መገንባት እንዳለባቸው ዘግቧል።

ዘይቶና ይህ የዘይቶና ምርት አንዴ በግብርና ምርቶች ውስጥ አንዱ ሲሆን ይህ አትክልት እንግዲህ እንደሚታወቀው አንዴ ከበቀለ በኋላ ዘላለሙ ድረስ ዝም ብለን እየቆረጥን ብቻ የምንጠቀመው አይነት ቀለል ያለ አትክልት ነው።

የኔትወርክ መሰረተ ልማት አገልግሎት እንግዲህ በተለያዩ የገጠራማ አካባቢዎች መሰራጨት አለበት እና ተደራሽነት ሊሆን የሚገባው እና የመሰረታዊ አገልግሎት ነው።

ዶክተር አብይ አህመድ ባሁኑ ሰአት የእትዮጵያ ትልቁ መሪ ሲሆኑ እኚህ መሪ የማስተዳደር ትልቅ ቦታ ያላቸው መሪ ናቸው። እስካሁን ድረስ ኢትዮጵያን እያስተዳደሩ ይገኛሉ።

እሽግ ዉሃ ከሱፐር ማርኬት ምሮች ዉስጥ አንዱ ሲሆን እነዚህ እሽግ ዉሃዎች በተለያዩ የዉሃ ፋብሪካዎች ከተቀነባበሩ በኋላ በሱፐር ማርኬት በመሸጥ ወደ ገበያ ይመረታሉ። እነዚህ የሱፐር ማርኬት ምርቶች በቀዝቃዛ ቦታዎች መቀመጥ አለባቸው።

እንግዲህ ሴት ልጃገረዶች በተለያየ መንገድ እራሳቸውን ሊያስጌጡ ይችላሉ። ከዛ መካከል ቻፕ እስቲክ፣ ሊፕ እስቲክ፣ ቅንድባቸውን በመቀባት ፀጉራቸውን በመሰራት እራሳቸውን ውብ ሁነው ለመታዬት በዚህ መንገድ ሊያስጌጡ ይችላሉ።

የባቡር አገልግሎት የባቡር አገልግሎት እንግዲህ ከመጓጓዣ አገልግሎት አንዱ ሲሆን በምድር የሚጓዙ እና ለረጅም ርቀት ተጓዦች የሚመረጥ የተሽከርካሪ አይነት ነው በሀዲድ ላይ ይጓዛል ይሄ መጓጓዣ።

ጎፈሬ እንግዲህ ብዙውን ጊዜ በወጣቶች በአሁኑ ዘመን ወጣቶች ጸጉራቸውን አጎፍረው በተለያየ ቦታዎች በሀገራችን በተለይም በአማራ ክልል ወደ ደቡብ ክፍል ወደ ሰሜን ወደ ምስራቁ ክፍል ወደ ወሎ አካባቢ።

የፓፓያ ምርት የፓፓያ ምርት እንግዲህ አንደ ከተዘራ በኋላ ፍሬዎች በማፍራት ነው እና ደግሞ ቆርጠን ለገበያነት የምናውለው ቀላል የሆነ የአትክልት የግብርና ምርት ነው።

በኢትዮጵያ አቋርጠው ወደ የተለያዩ ሀገራዊ ልማት የሔዱ በዚህ ስደት አማካኝነት ብዙ ኢትዮጵያዊያን ህይወታቸውን እየተቀጠፉ ይገኛል። ይህንም ለማድረግ መንግስት ብዙ እርምጃዎች እያደረገ ይገኛል። እና ወደ

ጫማዎች ተጠቃሽ ናቸው እነዚህን ሽፍን ጫማዎች ከቆዳ ጫማ ሊዘጋጁ ይችላሉ ከነዚህ የቆዳ ጫማዎች ለግር ለስላሴና በጣም ብዙ ጊዜ ያሚያገለግሉ የሚችሉ ጠንቃራ ጫሞች ናቸው።

የአማራ ብሔራዊ ክልላዊ መንግስት አሉኝ ከሚላቸው ትልቅ የቱሪስት መስህቦች ውስጥ አንደኛው የጎንደር ቤተመንግሥት ተጠቃሽ ነው። ይህ የጎንደር ቤተመንግሥት በአጤ ሚኒሊክ ዘመንና በአጤ ቴዎድሮስ ዘመን የተገነባ ነው።